ሀይማኖት ካቶሊክ ካቶሊክ አንድ የሃይማኖት ውስጥ የክርስትና እምነት ተከታዩች ውስጥ ያለ ክፍል ሲሆን ካቶሊኮች በተለያየ በአብዛኛው ነገር ከኦርቶዶክስ ጋር ይመሳሰሉ ይባላል።

እጽዋት ጫት ከእጽዋት ውስጥ የሚመደብ ሲሆን በቅጠላማ እነቱ አረንጓዴ በመሆኑም እንለየዋለን። ታዲያ ለትንንሽ ለታዳጊ ልጆች የማይመከር አነሳሽ የሆነ እጽዋት ነው።

መጽሃፍት መጽሄት እና ጋዜጣ ።ጋዜጣ የመጽሐፍት ወይም የመረጃ ማስተላለፊያ መንገድ ሲሆን በወረቀውት ተጽፎ የምናገኘው የተለያየ የስፖርታዊ፣ የአፋልጉኝ መረጃዎችን እናገኝበታለን።

መዋቢያዎች ወይም የውበት መጠበቂያ፤ ቅባት ፦ቅባት ከውበት መጠበቂያዎች ውስጥ የሚመደብ ሲሆን በተለያዩ ወቅቶች አካላችን ታጥበን በወጣን ጊዜ የምንቀባው ለፀጉረም ለገላም የተለያዩ ቅባቶች አሉ።

ማሽኖች የልብስ ማጠቢያ ማሽኖች የልብስ ማጠቢያ ማሽን ልብሶችን እንድ ላይ በመውሰድ የእጥበት ስራውን በታላቁ የአቀሉልናል። የልብስ ማሽን ከማሽን አይነት ዉስጥ ይመደባል።

ስፖርት ፡-ቮሊ ቦል በሁለት ቡድኖች በመረብ ተለያይተው ከመረቡ በማሳለፍ በእጅ የሚጫወቱት የስፖርት አይነት ነው ።ከፍተኛ ነጥብ ያመጣው አሸናፊ ይሆናል።

የሱፐር ማርኬት ምርቶች ቸኮሌት ቸኮሌት ሱፐር ማርኬት ዉስጥ ልናገኘው የምንችል የምርት አይነት ሲሆን የሚበላ በመሆኑ ጣፋጭ በመሆኑ ይለያል።

የቤትና የዱር እንስሳት አቦ ሸማኔ የዱር እንስሳት ውስጥ የሚመደብ የእንስሳ አይነት ሲሆን፤ በፍጥነቱ ከማንም በላይ በመሆን ይታወቃል። አቦ ሸማኔ ሥጋ በል የዱር እንስሳ ነው።

ቱሪዝምና ስደት፦ የአየር ላይ ጉዞ፦ የአየር ላይ ጉዞ በአውሮፕላን አማካኝነት የምንጓጓዝ ሲሆን ከሃገር ውስጥ አገር ውስጥ እንዲሁም ከሃገር ወደ ሀገሮች ሊደረግ ይችላል በጉዞም ፈጣኑ የመጓጓዣ መንገድ ነው።

መጓጓዣ እና ተሾከርካሪዎች:- መጓጓዣ ከጋሪ፣ ባጃጅ፣ ሳይክል እንዲሁም መኪናዎች አዉሮፕላንም የሚጠቀስ ሲሆን ተሽከርካሪዎች የምንላቸዉም እንዲሁ የመኪና አይነቶች ናቸዉ።

ልብወለድ ከመጻህፍት አይነቶች ውስጥ የሚመደብ ሲሆን ደራሲው ምናብ የቀረጸውን ገፀ ባህርያትንበት እንዲሁም ክንውኖችን እና የሚጽፍበት ለሌለው የሚያስተላልፉበት የሚገልጽበት መንገድ ነው።

ንግድና ግብይት ገዥ ገዢ በንግድ ውስጥ ያለ አንድ ግልሰብ ሲሆን ከነጋዴ ወይም ከእቃ አቅራቢው የሚፈልገው ዕቃ በገንዘቡት የሚሸምት ግለሰብ ነው።

ስነ ህንጻ የሰዎችን የፈጠራ ችሎታ የሚያነቃቁና አዳዲስ ሀሳቦች እንዲፈጠሩ የሚያበረታቱ የስራ አካባቢዎችን ይፈጥራል፤ ግንባታ ደግሞ እነዚህን ምቹ የስራ ቦታዎች እውን ያደርጋል።

መጠጦች መጠጦች በተፈጥሮ የሚገኙ እንዲሁም የሚጠመቅ እንዲሁም ተጠምቆ መናገኛቸው ተብሎ ይከፈላሉ። በተፈጥሮ መናገኘው እንደ ውሃ ያለ መጠጥ ሲሆን ተጠምቀው ደግሞ የለስላሳ መጠጦች እንዲሁም አልኮል ያለው መጠጦች አሉ።

ታዋቂ መሪዎች አባቶች ታዋቂ መሪዎች የምንላቸው በኢትዮጵያ ታሪክ ለምሳሌ ልክ እንደነ አፄ ቴወድሮስ አፄ ሚኒሊክ አፄ ዮሐንስ አፄ ሃይለስላሴ የመሳሰሉት ሲሆኑ::

የቤት እና የዱር እንስሳት ፦ በግ ፦ በግ ከቤት እንስሳቶች ውስጥ የሚመደብ ሲሆን በጣም ለማዳ በመሆኑ ፣ በፀባይም ያሉትን የሚሰማ በመሆኑ እንዲሁም ለማራባት በጣም ቀላል በመሆኑ ይታወቃል ።

ቤት እና መኖሪያ ቤት ጎጆ ቤት ጎጆ ቤት ከሳር ከጭቃ ሊሰራ የሚችል ቤት ሲሆን ቪላ ቤት ከብሎኬት እንዲሁም ከሲሚንቶ ኮንክሪት ይሰራል:: ፎቅም እንዲህ ከዛ ከፍ ያለ መኖሪያ ቤት ነው::

ትምህርት፤ የከፍተኛ ደረጃ ትምህርት፦ ከትምህርት ውስጥ የሚመደብ ሲሆን የከፍተኛ ደረጃ በተለምዶ ከ9ኛ ክፍል እስከ 12ኛ ክፍል ያለው (ባሉት)ውስጥ የሚሰጥ የትምህርት ዓይነት ነው፤ ከፍተኛ ትምህርት ያን ይመስላል።

ጉዞ ፣ ቱሪዝም እና ስደት ፦ የምድር ላይ ጉዞ ፦ የምድር ላይ ጉዞ የምንለው ምሳሌ በመኪና ፣ በባቡር ፣ በባጃጅ ፣ በሳይክል ልንጓጓዘው የምንችል በምድር ላይ የሚደረግ የጉዞ ዓይነት ነው ።

ታዋቂ መሪዎች እና አባቶች:- አፄ ኃይለ ሥላሴ ከታዋቂ መሪዎች ዉስጥ የሚጠቀሱ ሲሆን ኢትዮጵያን ለረዥም ጊዜ በመምራት ታላቅ ሰዉ ናቸዉ። ታላቅ መሪ ናቸዉ። አፄ ኃይለ ሥላሴ ታላቅ መሪ ናቸዉ።

ጥበብና ባህል ፦ በኢትዮጵያ ባህል ሸማኔ ወይም የሽመና ስራ ይታወቃል ። ይህም ጥጥን በመፍተል የተለያዩ ጋቢዎችን ፣ ነጠላዎችን ለመስራት ያገለግላል ።

ልማት ስልክ ስልክ ከመሰረተ ልማት ዉስጥ ልንጠቅሰው የምንችል እቃ ሲሆን አንድ ሰው ከሌላ በማገናኘት ታላቅ ጥቅም ይሰጠናል። ስልክ የመሰረተ ልማት ምሳሌ ነው።

ባንድራና መለያ የኢትዮጵያ ባንዲራ ኢትዮጵያ የሃገር መለያ ሲሆን አረንጓደ፣ ቢጫና ቀይ ቀለም በውስጡም ሰማያዊ የኮከብ አርማ ያለው ነው።

ጉዞ ቱሪዝም እና ስደት ጉዞ የምድር ላይ ጉዞ በብዛት የተለመደው የጉዞ አይነት ሲሆን ለተለያዩ መኪናዎችን በመጠቀም ባቡሮችን ሳይክሎችን በመጠቀም ከአንድ ቦታ ወደ ሌላ ቦታ እንጕጕዛለን::

ምግብ፦ ምግብ የጾም ምግብ የፍስክ ምግብ የጾም ምግብ አሉ። ከጾም ምግብ ውስጥ ሽሮ ፣በያይነት፣ ፓስታ፣ ቆስጣ የመሳሰሉት ሲኖሩ የፍስክ ምግብ ላይ ክትፎ፤ ጥብስ የመሳሰሉት አሉ።

ቡና ቤቶች እና ምግብ ቤቶች ክትፎ ቤት ክትፎ ቤት የክትፎን ጥብስን እንዲሁም የፍስክ ምግቦችን የምናገኝበት የምግብ ቤት አይነት ሲሆን የፍስክ ጊዜያት ዉስጥ እናዘወትረዋለን::

ስፖርት፤ የቅርጫት ኳስ፦ የቅርጫት ኳስ ስፖርት አይነት አንድ ሲሆን ኳስን በእጅ በመጫወት የሚዘወተር በቁመት ረዘም ረዘም ያሉ ሰዎች ሲጫወቱ የሚዘወትሩት የስፖርት አይነት ነው።

ማስታወቂያ፤ የስራ ማስታወቂያ፦ የስራ ማስታወቂያ መልእክትን የስራ ቦታ መኖሩን የሚያመልክት ማስታወቂያ አይነት ሲሆን በአብዛኞቹ በእስራ ፈላጊዎች ውስጥ ሲመለከቱት አስተውላለን።

ባንዲራ እና መለያ ሰንደቃላማ ሰንደቅ ዓላማ የአንድ ሀገር የሚወክል ህዝቡን የሚወክል ከሀገር ሀገር የተለየ የሆነ ሃገርን መግለጫ ነው።

መጠጦች ባህላዊ መጠጦች የመጠጥ አይነት ሲሆኑ ልክ እንደ ጠላ አረቄ የመሳሰሉት በቤት ዉስጥ እናቶች በመጥመቅ ያቀርባሉ። እነዚህ መጠጦች አልኮል ያለበት ስለሆነ ለህፃናት አይመከርም።

ሙዚቃ የመዝናኛ፣ የፈውስና የመንፈሳዊ እርካታ ምንጭ በመሆን የዕለት ተዕለት ጭንቀትን ያስወግዳል እንዲሁም የአእምሮ ሰላምን ያጎናጽፋል።

ዜና ሜትሮሎጂ ሜትሮሎጂ አንዱ የዜና አይነት ሲሆን ስለ አካባቢ ያየር ሁኔታ የምንሰማበት የዜና አይነት ነው የተለያዩ መረጃዎችን እናገኝበታለን ስለ ዝናብ ስለ ፀሐይ የምንሰማበት የዜና አይነት ነው ::

ቤትና መኖሪያ ቤት፦ የጨዋታ ቤት ወይም ጋም ዞን የምንለው የተለውያዩ ጨዋታወችን የምንጫወትበት ቤት ሲሆን ክፑል እንዲሁም ቴኒስ ኳሥ ጨዋታወችን እናገኛለን።

ቀነኒሳ በፈጣን ፍጥነቱና በፅናት ችሎታው ተወዳዳሪ አልነበረውም። አሁንም በውድድሮች ላይ ንቁ ተሳትፎ እያደረገ ይገኛል።

3. ባህላዊ በዓላትና ሥርዓቶች የጥበብና የባህል አገላለጽ መድረኮች በመሆን የማህበረሰብን ትስስር ያጠናክራሉ

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን: በኢትዮጵያ ውስጥ እጅግ ጥንታዊ እና ትልቁ የክርስትና እምነት ተቋም ነው።

ንግድና ግብይት ገበያ ገበያ ንግድ የሚከናወንበት ስፍራ ሲሆን፤ በተለያየ መጠን ሰፋ ያለ እንዲሁም አነስ ያለ ገበያዎች እናገኛለን። መርካቶ ኢትዮጵያ ውስጥ የሚገኝ ትልቅ ገበያ ሲሆን ፤ በአፍሪካም ትልቁ ገበያ ነው።

መጓጓዣ እና ተሽከርካሪዎች ባጃጅ ባጃጅ ከመጓጓዣዎች ዉስጥ የሚመደብ ሲሆን፤ ሶስት ጎማ ያላት በሰፈር ዉስጥም እንዲሁም ራቅ ላለ ቦታዎች ለመጓጓዣነት የምትጠቅም መጓጓዣ ነች።

ቤተሰብ የማህበረሰብ መሰረታዊ ክፍል በመሆን ለግለሰቦች የመጀመሪያውን የትምህርትና የድጋፍ ማዕከል ይሰጣል።

የምግብ አለርጂና አለመስማማት የተለመዱ ችግሮች ሲሆኑ የተወሰኑ ምግቦችን ከመመገብ መቆጠብን ይጠይቃሉ

ቤትና መኖሪያ ቤት ኮሽና ኩሽና ከቤትና መኖሪያ ቤቶች ውስጥ የሚጠቀስ ክፍል ሲሆን ለምግብ ለማብሰል የምንጠቀምበት አነስተኛ የሆነ ክፍል ነው እንጀራ ለመጋገር ምግብ ለማዘጋጀት ትንጠቀመዋለን ::

የቤት እቃወች ጠረጴዛ የቤት እቃዋች ውስጥ የሚመደብ ሲሆን ቤት ውስጥ እቃ ለማስቀመጥ ምግብ፣ ለመመገብ እንዲሁም ቤትን ለማስዋብ የምንጠቀመበት ከእንጨትና ከብረትም ሊሰራ የሚችል እቃ ነው፡፡

የማስታወቂያ ዓላማ የሸማቾችን ትኩረት በመሳብ፣ የምርት ግንዛቤን በመፍጠርና በመጨረሻም ሽያጭን ማሳደግ ነው።

መጓጓዣ እና ተሽከርካሪዎች ጋሪ ጋሪ ከመጓጓዦች ውስጥ የሚጠቀስ ሲሆን፤ በፈረስ ላይ የተመረኮዘ ከፈረስ ጉልበት መጠቀም የሚያጓጉዝ መገልገያ ወይም ተሽከርካሪ አንዱ ነው።

አትክልት እና ፍራፍሬዎች አቮካዶ የፍራፍሬ አይነት ሲሆን በጣም ጣፋጭ በመሆኑ እንድሁም በአረንጓዴ ከለሩ እንለየዋለን። የተለያዩ ቦታዎች ላይ ገበያወች ላይ እናገኘዋለን።

ተፈጥሮና አካባቢ እንስሳት እንስሳት በተፈጥሮ የሚገኙ የፍጥረት አይነቶች ሲሆኑ፤ የተለያዩ በዱሩም በቤትም የምናገኛቸው እንስሳት አይነቶች አሉ፤ በሰማዩው በወንዙም ይገኛሉ።

ቬጀቴሪያንነትና ቪጋኒዝም የእንስሳት ተዋጽኦዎችን የማይጠቀሙ የምግብ ምርጫዎች ሲሆኑ የራሳቸው ጥቅሞች አሏቸው

ቤትና መኖሪያ ቤት እስር ቤት የቤት አይነት ሲሆን ወንጀለኛ ግለሰቦች የሚቆዩበት፥ የሚቀጡበት ስፍራ ወይም ቤት ነው።

ማስታወቂያ ፡-የጥሪ ማስታወቂያ ብዙውን ጊዜ በመስሪያ ቤት እንዲሁም በግል ድርጅቶች ሰራተኞቻቸውን ለመጥራት የሚያወጡት ነው ።

የጽህፈት መሳሪያ እቃዎች ወረቀት፦ ወረቀት በጽህፈት መሳሪያዎች ውስጥ የሚታወቅ ሲሆን ጽሑፉን የሚይዝልን በቀድሞው እንደብራና ያለ አሁን ላይ በተለያዩ መባዛት በሚችል መልኩ የሚመጣ እቃ ነው።

አርማ ባንዴራ ባንዴራ አንድ የአርማ አይነት ሲሆን የሀገር መለያ ወይም ደግሞ የአንድ ቡድን ስብስብ መለያ ለመሆን ያገለግላል። አርማ መለያ ነው።

ሴት መጻፍትና ጋዜጣዎች መጽሐፍ ቅዱስ ከ መጽሐፎች ውስጥ የሚጠቀስ ሲሆን በመንፈሳዊ በክርስትና እምነት ውስጥ እንዳትዛዝ ማስተላለፊያ የኑሮን መመልከቻ ነው

የቤት እና የዱር እንስሳት ላም:- ላም የቤት እንስሳት አንዱ ሲሆን በእርሻ አካባቢ እናገኘዋለን። ከላም ወተት እናገኛለን።

ኤሌክትሮኒክስ ኤርፎን የምንለው ኤሌክትሮኒክስ አንዱ እሱ ሲሆን መሳርያውም ጆሮ ላይ በመደረግ ድምጽን ለራስ ብቻ በማስቀረት ከሌለው እንዳይሰማ ለማድረግ ይጠቅማል።

ዓርማ ሰንደቅ ዓላማ የኢትዮጵያ አርማ ለመሆን ብዙ ጊዜ አገልግሏል። ባንዲራ ወይም ሰንደቅ አላማ ምንለው የሀገርን የህዝብን የሚወክል። ለሁሉም ሀገር የተለያየ የራሳቸው የሆነ ያለ ነገር ነው።

ማህበረሰብና ቤተሰብ አጎት አጎት የቤተሰቡ አካል ሲሆን የአባት ወንድም ወይም ደግሞ የእኔት ወንድም ሊሆን ይችላል።

የስፖርት ዜና፦ የስፖርት ዜና አንዱ የዜና አይነት ሲሆን ስለ ስፖርት፥ ስለ ስፖርታዊ ወቅታዊ መረጃዎች ከስፖርት ጋር በተያያዘ፥ ከእግር ኳስ ጋር በተያያዘ የምንሰማበት ነው።

መጽሐፍ መጽሄትና ጋዜጣዎች ልቦለድ ልቦለድ ተሻለች ከመሀፍ አይነቶች ውስጥ የሚመደብ ሲሆን ፀሐፊው ወይም ደራሲው የገሃዱን ዓለም ነጸብራቅ የሚባሉ ገጸ ባህርያትን እንዲሁም በምናቡ ዓለም የሚፈጥረውን አካባቢ የሚገልጽበት የመጽሐፍ አይነት ነው።

ሙዚቃ ዘፋኝ ሙዚቃ ውስጥ ያለ አንድ ግለሰብ ሲሆን በድምፁ በማቀንቀን ዜማን እና ግጥምን ተጠቅሞ ሰውን የማዝናናት መልእክትን በማስተላለፍ የሚኖር ግለሰብ ነው።

መሰረታዊ አገልግሎት መሰረታዊ አገልግሎት ከምንላቸው ውስጥ የውሀ አገልግሎት፣ የመብራት አገልግሎት እኒህ ለሰው ልጅ ኑሮ መሰረታዊ የምንላቸው ነገሮች ናቸውና እነሱን አቅርቦት ነው መሰረታዊ አገልግሎት የምንላቸው።

መጠጦች ከመጠጦች ጠላ ይጠቀሳል ። ጠላ እናቶች በቤት ውስጥ ሁነው የሚጠምቁት ሲሆን ከጌሾ የሚሰራ ሲሆን አልኮል ያለው የሚያሰክር መጠጥ ነው።

ዜና የስፖርት ዜና የስፖርት ዜና ከዜና አይነቶች ውስጥ የሚመደብ ሲሆን የተለያዩ ስለስፖርት ወሳኝ መረጃዎችን የምንሰማበት የዜና አይነት ነው። ስለ እግርኳስ የተለያዩ የስፖርት አይነቶች እንሰማለን።

ፀጉር ማለት በሰውነት የአካል ክፍል ሲሆን በራስ አካባቢ የሚወጣ ነው። አርቴፊሻልና የተፈጥሮ ጸጉሮች አሉ። አርቴፊሻል የሚባለው ገጽታን ከሌለን የምንተክለው ይሆናል።

ዜና ሜትሮሎጅ ወይም የአየር ዜና በከባቢ አየሩ ላይ ያለዉን ሞቃታማ ወይም ቀዝቃዛ ነዉ ወይ የሚለዉን መግለጫ የምናገኝበት የዜና አይነት ነዉ።

መሰረታዊ አገልግሎት ምግብ ከመሰረታዊ አገልግሎት ውስጥ አንዱ ሲሆን የሰው ልጅ ያለሱ ለመኖር ስለማይችል በየቀኑ ይመገበዎል። የተለያዩ ጥብስ ፣ዱለት በየአይነት የመሳሰሉ ይጠቀሳሉ።

ጉዞ ፣ ቱሪዝም እና ስደት ፦ ስደት ፦ የአየር ላይ ስደት ፦ይህ የምንለው በአየር ላይ የሚደረግ በአይሮፕላን አማካኝነት የምናደርገው የጉዞ የስደት አይነት ሲሆን ካንድ ቦታ ወደ ሌላ ቦታ ለመጓጓዝ

ፋሽን የፀጉር ፋሽን የፀጉር ፋሽን ከፋሽን አይነቶች የሚመደብ ሲሆን በወንዶችን በሴቶችን በተለያየ የአይነት ቅርጽ የምናስተውለው የፋሽን ዓይነት ነው።

ፋሽን፤ የጸጉር ፋሽን፤ የጸጉር ፋሽን አንዱ የፋሽን አይነት ሲሆን በተለያዩ በወንዶችም በሴቶችም የተለያዩ አይነት ስታይሎች በመከተል ዘመኑ ያመጣቸውን እንዲሁም ባህላዊ አይነት እንመለከታለን።

ዜና:- ዜና ከዜና መካከል በጋዜጣ የምናገኘዉ ዜና አይነት አለ። እሱም የተለያዩ የስፖርትም ሊሆን ይችላል መልዕክቶችን፣ ማሳሰቢያዎችን፣ አፋልጉኝ ማስታወቂያዎችን የምናገኝበት ነዉ።

ጌጣጌጥ የጆሮ ጌጥ፦ ከጌጣጌጥ አይነቶች ውስጥ የሚመደብ ሲሆን በጆሮ ላይ በመደረክ አብዛኛውን ጊዜ በእንስቶች ወይም በሴቶች ላይ የምናስተውለው የጌጣጌጥ አይነት ነው።

ስራ የቢሮ ስራ:- የቢሮ ስራ ከስራ አይነቶች ዉስጥ አንዱ ሲሆን በተለይ አደጉ በሚባሉ ቦታዎች በጣም በተለምዶ በብዛት ያለ የስራ አይነት ሲሆን ክፍል ዉስጥ በመሆን ከኮምፐመዩተር ጋር መዋል ነዉ የሚታወቀዉ።

እፅዋት ብሳና ከእፅዋቶች ዉስጥ የሚጠቀስ የእፅዋት ወይም የዛፍ አይነት ሲሆን አብዛኛዉን ጊዜ በተለያዩ ቤተክርስቲያኖች ላይ እንዲሁም ከፍታማ ስፍራዎች ላይ እናገኘዋለን።

ተፈጥሮ እና አካባቢ ፦ ወንዞች ፦ ወንዞች የተፈጥሮ እና አካባቢ አይነት ሲሆኑ በተለያዩ ወንዞች ለምሳሌ የአባይ ወንዝ ረጅም መንገድ የሚጓዝ ሎንግ ራኑንግ ሪቨር

ግብርና፤ እርሻ ግብርና ውስጥ የሚጠቀስ አግባብ ሲሆን፤ ገበሬው በሬዎቹን በመጠቀም መሬቱን ለማረስ እንዲሁም ዘርም ለመዝራት፣ ምርቱን ለማፍራት የሚደረግ ተግባር ነው።

ማስታወቂያ የስራ ማስታወቂያ:- የስራ ማስታወቂያ አንድ የማስታወቂያ አይነት ሲሆን በአንድ ቦታ ለመቀጠር ስራ የሌላቸዉ እንዲገቡ ለእነሱ ማሳወቂያ መልዕክት መንገሪያ ነዉ።

ተፈጥሮ እና አካባቢ ተራራ በተፈጥሮ ከምናያቸው ከአካባቢዎች ከመልክዐ ምድሮች አንዱ ሲሆን ከፍታ በመኖሩ እንለየዋለን ።ከፍ ባለ ቦታ በመኖሩ እንለየዋለን።

ስነ ህንፃና ግንባታ ሲሚንቶ ከስነ ህንፃ እና ግንባታ ውስጥ ያለ አንድ ንጥረ ነገር ወሳኝ ሲሆን በሁሉም ግንባታ ውስጥ ያለ መደባለቅ ኮንክሪት ለመስራት የሚጠቅመም ንጥረ ነገር ነው።

ጠቅላይ ሚኒስተር ፦ጠቅላይ ሚኒስትር ከፖለቲካ ውስጥ አንድ አካል ሲሆን በፖለቲካው ፓርቲ ውስጥ በመሆን ተመርጦ ሀገሪቷን እንዲያስተዳደር የሚመረጥ ግለሰብ ነው ።

አትክልት እና ፍራፍሬዎች፦ ቲማቲም ፦ ቲማቲም የአትክልት ዓይነት ሲሆን በከለሩ ቀይ በመሆን ይለያል እንዲሁም የተለያዩ በጣም ብዙ ምግቦች ላይ በመግባት ምግባችንን የሚያጣፍጥልን የአትክልት አይነት ነው ።

መሰረታዊ የአገልግሎት መሠረታዊ አገልግሎት ውስጥ መብራት ኃይል መጥቀስ ይቻላል መብራት ኃይል ከመሰረታዊ ፍላጎቶች መካከል አንዱ ሆኗልና በመንግስት በኩል ይቀርብልናል እኛም በመክፈ ት እንችላለን።

መጻፍት እና የመጽሄት ጋዜጣዎች የግጥም መድብል የግጥም መድብል አንዱ የመጽሐፍት የመጽሄት የጋዜጣ ዓይነት ሲሆን የተለያዩ ገጣሚዎች ስለ ግጥም ስለራሳቸው አስተያየት የሚገልፁበት መንገድ ነው።

የጀበና ቡና ቤት ከቡና ቤቶች እና ምግብ ቤቶች መካከል የሚመደብ ሲሆን በስኒ በሚቀዳ እና በስኒ በምንገዛዉ መጠን ቡና የምንጠጣበት ቦታ ነዉ። በተለያዩ መንገዶች ልናገኘዉ እንችላለን።

መጠጦች ኮካኮላ ከመጠጦች ውስጥ የሚመደብ ሲሆን ለስላሳ መጠጥ ነው። ኮካኮላ በአለማችን ታላቅ የለስላሳ መጠጦች ውስጥ የሚጠቀስ ነው። በጣእሙም በጣም የሚለይ ነው።

የቤት እቃዎች ወንበር ወንበር አንድ የቤት እቃ ሲሆን ለመቀመጫነት እንዲሁም ተቀምጦ የተለያዩ ስራዎች እረፍት ለማድረግ የሚያገለግል የቤት እቃ አይነት ነው። አብዛኛውን ግዜ ከጠረጴዛ ጋር ይሆናል።

እፅዋት አረም ከእፅዋት ውስጥ አንዱ ሲሆን ሌሎች እፅዋቶች ላይ ጠቅ በመሆን ወይም ጥገኛ በመሆን የሚያበላሽ እድገታቸውን የሚጎዳ ወይም የሚያስተጓጉል የእፅዋት አይነት ነው።

መሠረታዊ አገልግሎት፦ ፍትህ ፍትህ ከመሠረታዊ አገልልግሎት አስፈላጊ ከሚባሉት ውስጥ አንዱ ሲሆን ለተበዳይ የሚገባውን እንዲሰጠው የሚያደርግ የሚያስገድድ አገልግሎት ነው።

ትምህርት የመጀመሪያ ደረጃ ትምህርት የመጀመሪያ ደረጃ ትምህርት የምንለው የትምህርት ውስጥ ያለ ሲሆን ከ1ኛ ክፍል - 8ኛ ክፍል ያሉ ተማሪዎች የሚማሩት የትምህርት አይነት ነው።

ጥበብና ባህል ሸማኔ ሸማኔ የሽመናን ስራ የሚሰራ ግለሰብ ሲሆን ጥጥን በመፍተል ጋቢ ነጠላ የመሳሰሉትን ምርቶች የሚያመርትልን ግለሰብ ነው።

ልዩ ልዩ መሳሪያዎች እስክርቢቶ እስክርቢቶ ከልዩ ልዩ መሳሪያዎች የምንጠቅሰው ሲሆን ለጽህፈት የሚያገለግል የመሳሪያ አይነት ነው። በመጠኑም አነስ ያለ በተለያዩ ቦታዎች ላይም በቀላሉ ልንገዛው የምንችል እቃ ነው።

ዜና የስፖርት ዜና የስፖርት ዜና ከዜናዎች ዉስጥ አንድ የሚመደብ ሲሆን ስለተለያዩ ስለ እግር ኳስ፣ ስለ ቅርጫት ኳስ፣ ስለ መረብ ኳስ የምንሰማበት የሚተነትን የዜና ክፍል ነው።

ስነ ህንፃ እና ግንባታ ፌሮ የብረት አይነት ሲሆን ለግንባታ ወሳኝ ከሚባሉ አስፈላጊ ከሆኑ እቃዎች ውስጥ አንዱ ነው። በተለያየ ሳይዝ እናገኘዋለን መሰረት ለመስራት እንዲሁም በተለያየ ቦታዎች ላይ ጥንካሬ ይሰጥልናል።

ዘፈን፥ ዘፈን አንድ የሙዚቃ አይነት ሲሆን ዘፋኙ ድምፁን በመጠቀም ዜማቸውን እያዋዛ እንዲሁም ግጥሙን በጠቀም መልክቱን የሚያስተላልፍበት እና ስሜቱን የሚገልፅበት መንገድ ነው።

ትምህርት አስተማሪ ከትምህርት ውስጥ ወሳኝ አካል ሲሆን ትምህርቱን የሚያስተላልፍ የሚያስተምር ግለሰብ ማለት ነው በስሩ ተማሪዎችን የሚያስተምር ግለሰብ አስተማሪ ይባላል።

ጉዞ ቱሪዝም እና ስደት የባህር ላይ ስደት፤ የባህር ላይ ስደት አንድ የስደት አይነት ሲሆን በጀልባ በመርከብ ሊከናወን የሚችል ነው። የባህር ላይ ስደት በዉስጡ በባህር ላይ መጓዙ ይለየዋል።

ስራ የጉልበት ስራ ከስራ አይነቶች ውስጥ አንዱ ሲሆን የሰው ልጅ ጉልበቱን ተጠቅሞ ከባባድ የሚባሉ ስራዎችን በመስራት የሚከፈልበት የስራ ዘርፍ ነው።

ቤትና መኖሪያ ቤት የሳር ቤት የሳር ቤት በገጠራማ አካባቢዎች ላይ ብዙ ጊዜ ልናስተውለው የምንችል የቤት ወይም የመኖሪያ ቤት አይነት ሲሆን በሳር ይሰራል።

ፖለቲካ የምርጫ ቦርድ የምርጫ ቦርድ የፖለቲካ ፓርቲዎች ለስልጣን በሚወዳደሩበት ጊዜ የድምጽ ብጫውን የሚመዘልን የፖለቲካ ፓርቲ አካል ነው።

ፋሽን የጫማ ፋሽን የጫማ ፋሽን በአዲስ በቅርፁና ከአሁን በፊት ያልነበረ ሁኖ ሰዎችም አዲስ ሁነው የሚቀበሉት የጫማ አይነት ነው። በጣም ውበቱ ማራኪ የሆነ ማለት ነው።

ፋሽን የፀጉር ፋሽን የፀጉር ፋሽን በወንዶችም በሴቶችም ልናስተውለው የምንችል ከፋሽን ውስጥ የሚመደብ ዓይነት ሲሆን በተለያየ ለምሳሌ በቁንጮ በሀገራችን የተለመደ የቁንጮ ፋሽን ነው።

የቤት እና የዱር እንሥሳት ጦጣ ጦጣ የዱር እንሥሳት ዉስጥ የሚመደብ ሲሆን በባህሪው ያን ያክል የሚላመድ ቶሎ ብልጥ የሆነ ዛፍ ላይ የሚስተዋል የእንሥሳ አይነት ነው።